ንግድና ግብይት አሩስ በንግድና ግብይት ከምንሸጣቸው እቃዎች መካከል አንዱ ሲሆን በአብዛኛው ጊዜ ለጭስነት የሚያገለግለን የንግድና የግብይት ዕቃ መካከል አንዱ ነው።

ንግድ እና ግብይት ። ቃሪያ ፡ ቃሪያ ከንግድ እና ግብይት እቃዎች መካከል አንዱ ሲሆን በንግድ እና ግብይት የምናገኝው እቃ ለሰው ልጆች በሽታን ለመከላከል የሚያገለግለን ነው ።

ሀይማኖት ኢድ በእስልምና ሃይማኖት ተከታዮች የሚከበር በዓመት 1 ጊዜ ብቻ የሚመጣ የእስልምና ሃይማኖት ተከታዮች በዓል ኢድ በመባል ይታወቃል።

የቤትና የዱር እንስሳ ጃርት። ጃርት ከዱር እንስሳዎች መካከል አንዷ ስትሆን ከሰውነቷ እሾህ የመሰሉ ነገሮችን በማውጣት ራሷን ከአደጋ የምትከላከል የቤተ እንስሳ አይነት ነች።

ስራ፤ የኦንላይን ስራ፦ የኦንላይን ስራ ከስራወች መካከል አንዱ ሲሆን የሰው ልጆች የእለት ከእለት ተግባራቸውን በኦንላይን በቦታው ሳይሄዱ በስልካቸው ወይም በኮምፒተራቸው የሚያከናውኑበት የስራ አይነት የኦንላይን ስራ ይባላል።

መዝናኛና መናፈሻ ጣይቱ ሆቴል በባህር ዳር በጣና ሃይቅ አካባቢ በሚገኝ መዝናኛ እና በመናፈሻ ቦታ ሲሆን፤ ሰዎች ሲደሰቱ የተለያዩ በዓል የሚያከብሩ ሲሆን፤ በቦታው ሄደው የሚዝናኑበት እና የሚናፈሱበት ቦታ ነው።

የጽፈት መሳሪያ እቃዋች። ደብተር። ደብተር ከጽፈት መሳሪያ እቃዎች መካከል አንዱ ሲሆን የሰው ልጆች የተለያዩ መረጃቸውን ለማስፈር የሰፈሩትን መረጃ እንደገና ለማጣቀሻ የሚጠቀሙበት የጽፈት መሳሪያ ደብተር ይባላል።

የጽህፈት መሳሪያዎች፦ ለምሳሌ ጠመኔ፦ ጠመኔ ከጽህፈት መሳሪያዎች መካክለ አንዱ ሲሆን መምህራን ተማሪዎቻቸውን ለማስተማር፣ ሰሌዳ ላይ ለመጻፍ የሚጠቀሙበት የጽህፈት መሳሪያ ነው።

ጫማዎች ። ጥልፍልፍ ጫማ ፡ ጥልፍልፍ ጫማ ከጫማ አይነቶች መካከል አንዱ ሲሆን በአይነቱ የተጠላለፈ የጫማ አይነት በአብዛኛው ከቆዳ የሚሰራ ጫማ ነው ።

መፅሐፍ መፅሄት እና ጋዜጦች አዲስ ዘመን: ጋዜጣ አዲስ ዘመን ጋዜጣ በሀገራችን በብዛት የሚነበብ የተለያዩ መረጃዎችን መዝናኛዎችን ቁም ነገሮችን የሚያስቸብተን የጋዜጣ አይነት ነው::

ጌጣጌጥ፦ አምባር፦ አምባር ከጌጣጌጥ አይነቶች መካከል አንዱ ሲሆን በእጃችን ላይ ወይም በእግራችን ላይ በማድረው የምንዋበበት ወይም የምንጊያጊያጥበት አይነት ነው።

ፖለቲካ ፦ሀገር አቀፍ ፖለቲካ ሀገር አቀፍ ከፖለቲካ አይነቶች መካከል አንዱ ሲሆን የተለያዩ ማህበራዊ ጉዳዮችን የሰላም ፣የብጥብጥ የተለያዩ ሀገር አቀፍ ነገሮችን የሚያጠና የፖለቲካ አይነት ነው።

መሰረታዊ አገልግሎት መብራት። መብራት ከመሰረታዊ አገልግሎት አንዱ ሲሆን የሰው ልጆች በኩራዝ ፣በፋኖስ ፣በሻማ ከመጠቀም ይልቅ ኤሌክትሪክሲቲን በመጠቀም የመብራት ኃይል አገልግሎት የሚሰጥበት መሰረታዊ አገልግሎት ነው።

ፀጉር አፍሮ ፀጉር:- አፍሮ ፀጉር ከፀጉር አይነቶች መካከል ከንዱ ሲሆን የሰዉ ልጅ ፀጉር ከፍ ከፍ አድርጎ በማበጠር የሚያጎፍረዉ የፀጉር አይነት አፍሮ ፀጉር ይባላል።

ቤትና መኖሪያ ቤት ኮንዶሚኒየም ከመኖሪያ ቤት ዓይነቶች አንዱ ሲሆን ፤መንግሥት ህዝቦችን በማደራጀት በተለያየ ስፍራ ገንብቶ የሚሰጣቸው የመኖሪያ ቤት ዓይነት ኮንደሚኒየም ይባላል።

ቡና ቤቶችና ምግብ ቤቶች የሺ ቡና ቤት የሺ ቡና ቤት በባህር ዳር በጊዮርጊስ ቤተክርስቲያን አካባቢ ዝቅብሎ የሚገኝ የተለያዩ የቡናችን ጣእሞችን በመሠራትና በመሸጥ የሚታወቅ ስፍራ ነው።

ግብርና ። የአሳ እርባታ ፡የአሳ እርባታ ከግብርና ተግባሮች መካከል አንዱ ሲሆን የወንዝን ተመስርቶ የሚደረግ የግብርና ተግባር ሲሆን አሳዎችን በማስገር ይከናወናል ።

ንግድና ግብይይት፤ ሽንኩርት፦ ሽንኩርት ለንግድና ለግብይይት ከምንጠቀምባቸው ከምናውላቸው ነገሮች መካከል አንዱ ሲሆን ለወጥ መስሪያነት የምንጠቀምበት የንግድና ለግብይይት እቃ ሽንኩርት በመባል ይታወቃል።

ምግብ ክትፎ፤ ክትፎ ከስጋ የሚሠራ በፍሰክ ሰዓት የሚበላው በአብዛኛው የፍየል፣ የበግ ና የበሬ የሆነ የምግብ ዓይነት ክትፎ ይባላል።

ሐይማኖት ነጠላ:-ነጠላ በሐይማኖት በኦርቶዶክስ ሐይማኖት አካባቢዎች የሚለበስ ልብስ ሲሆን በተለያዩ ሐይማኖታዊ ወቅቶች ሰዎች ወደ ቤተ-ክርስቲያን ሲሔዱ የሚለብሱት ልብስ ነው።

መጠጦች ኮረፌ ኮረፌ ከመጠጦች አንዱ ሲሆን የጠላ አይነት ሲሆን በብዛት ኮረፋት ያለው አስካሪ መጠጥ አይነት ኮረፌ ይባላል::

ማሽኖች፦ ክሪክ፦ ክሪክ ከማሽኖች አይነት መካከል አንዱ ሲሆን መኪናን ለማንሻ የምንጠቀምበት በአብዛኛው የመኪና ጋራዥ ቦታ የሚገኝ የመኪና ማንሻ ክሪክ በመባል ይታወቃል።

ታዋቂ መሪ አባቶች አለቃ ገብረ ሀና አለቃ ገብረ ሀና በሀገራችን ኢትዮጵያ ብሎም በአማራ ክልል የሚታወቁ እጅግ ብልህ እና ቀልደኛ ሰው የነበሩ የሀገራችን ታዋቂ ሰዎች ናቸው።

ምግብ ገንፎ ክንፍ ከምግብ አይነቶች መካከል አንዱ ሲሆን ከስንዴ ወይም ከጤፍ የሚሰራ እና ሰዎች በሚወዱበት ሰዓት በብዛት የሚጠቀሙበት የምግብ አይነት ነው።

እፅዋት ዋንዛ:- ዋንዛ ከእፅዋት አይነቶች መካከል አንዱ ሲሆን ለተለያዩ ወንበሮችን፣ ጠረንጴዛዎችን፣ አልጋን ለመስራት የሚያገለግለን ፍሬው የሚበላ የእፅዋት አይነት ዋንዛ ይባላል።

ትምህርት ፦ የርቀት ትምህርት ፦ የርቀት ትምህርት ከትምህርት አይነቶች መካከል አንዱ ሲሆን የሰው ልጅ በርቀት ከሌላውን ስራ እየሰራ በጎን በጎን የሚማረው የትምህርት አይነት የርቀት ትምህርት ይባላል ።

ማበረሰብ እና ቤተሰብ፦ የአኟክ ማህበረሰብ፦ የአኟክ ማህበረሰብ በሀገራችን ኢትዮጵያ ከሚገኙ ብሄር ብሄረሰቦች እና ህዝቦች መካከል አንዱ ሲሆን በቁመታቸው የሚታወቁ ማህበረሰቦች ናቸው።

ፖለቲካ፦ ሀገር አቀፍ ፖለቲካ፦ ሀገር አቀፍ ፓለቲካ አንድ ሰው በሀገሩ ዉስጥ ያለውን ፖለቲካ ሁነቶች፣ ጉዳዮች፣ የሰላም ሁኔታ፣ እንቅስቃሴ የሚጠቃለልበት ማህበራዊ ሁነቶች የሚያጠናበት ነገር ሀገር አቀፍ ፖለቲካ ይባላል።

መዋቢያዎች ወይም የውበት መጠበቂያዎች ግሪሲሊ፤ ግሪሲሊ የውበት መጠበቂያ ከሆኑ ዕቃዎች መካከል አንዱ ሲሆን የሰው ልጅ የሰውነቱ ሲሻክር የሚጠቀመው የመዋቢያ እቃ ግሪሲሊ ይባላል።

ዜና ትኩስ ዜና ትኩስ ዜና ከዜናዎች መካከል አንዱ ሲሆን ያልተሰሙ፣ ያልተደመጡ፣ በማህበርሰቡ ዘንድ አዲስ የሆኑ፣ ዜናዎችን የምቀርብበት ዜና ነው።

ስፖርት ዋና ዋና ከስፖርት አይነቶች መካከልአንዱ ሲሆን፤ የተለያዩ ሰዎች በውሃ ውስጥ የሚሽቀዳደሙት የስፖርት ተግባር ዋና ይባላል።

የቤት እቃዎች ሰኒ ረከቦት ሰኒ ረከቦት ከቤት እቃዎች መካከል አንዱ ሲሆን የሰዉ ልጆች በደስታቸው በሐዘናቸው በተለያዩ ወቅት ቡና ሲያፈሉ ስኒያቸውን የሚያስቀምጡበት የስኒ ረከቦት በመባል ይታወቃል

ስፖርት እግር ኳስ እግር ኳስ ከስፖርት አይነቶች መካከል አንዱ ሲሆን ሁለት ከተቃራኒ ቡድኖች በሜዳ ላይ ኳስን ይዘው በመግፋት አንዱን ከተቃራኒው ቡድን ጎል በማስቆጠር የሚከሄድ የስፖርት አይነት እግር ኳስ ይባላል።

ተፈጥሮና አካባቢ ጢስ አባይ ጢስ የአባይ በባህር ዳር ዙሪያ የሚገኝ እጅግ የአማረ የተዋበ የአባይን ፏፏቴ የሚያሳይ ዉብ የተፈጥሮና የአካባቢ ቦታ ነው::

ማስጌጥ መኳኳል መኳኳል ከማስጌጥ ተግባሮች መካከል አንዱ ሲሆን የአንድ ነገር ቀለም በተለያዩ ቀለሞች ማሳመር ማስዋብ ማስጌጥ መኳኳል ይባላል።

ባህላዊ ሕክምና ወፍ ወፍ ከባህላዊ ህክምና አይነቶች መካካል አንዱ ሲሆን፤ የሰው ልጅ የጉበት በሽታ ሲይዘው ባህላዊ ህክምና ወፍ ነው ተብሎ የሚታከምበት ስነ ስርአት የባህል ሕክምና ነው።

ኤለክትሮኒክስ፦ ሞባይል፦ ሞባይል ከኤሌክትሮኒክስ እቃዎች መካከል አንዱ ሲሆን ለሰው ልኮች የተለያዩ መለክቶችን ለማስተላለፍ፣ ቪድዮ ለማጫዎት፣ የተለያዩ መልእክቶችን ለመላላክ የሚያገለግለን ኤሌክትሮኒክስ ነው።

መጠጦች ፡-ጠላ ከመጠጥ አይነቶች አንዱ ሲሆን በቀለሙ ጥቁር የሆነ እና ከጌሾ፣ ከገብስ እና በቆሎ የሚዘጋጅ የመጠጥ አይነት ነው ።

መዝናኛ እና መናፈሻ ፦ ጣይቱ ሆቴል ፦ ጣይቱ ሆቴል በጣና ሐይቅ የሚገኝ ለመዝናኛ ፤ ለመናፈሻ የሚያገለግል ሰዎች ሲደሰቱ ፣ ሲከፋቸው የሚዝናኑበት ቦታ ጣይቱ ሆቴል ነው ።

ዜና አረስተ ዜና አረስተ ዜና የተለያዩ ዜናዎችን ቅድመ ሁኔታ ዋና ሃሳብ የሚነገርበት ዜናው ዋናው ከመጀመሩ በፊት መግቢያ የሚሰጠን ዜና አረስተ ዜና ይባላል::

ሃይማኖት የጥቅምት በዓል ፥የጥምቀት በዓል በኦርቶዶክስ ተከታዮች የሚደረግ የበዓል አከባበር ሲሆን በጥቅምት 11 የሚከናወን የሀይማኖት በዓል ነው ።

የቤት ዕቃዎች ስኒ፤ ስኒ ከቤት ዕቃዎች መካከል አንዱ ሲሆን በቀለሙ በአብዛኛው ጊዜ ነጭ የሆነ የሰው ልጆች ቡና ሲያፈሉ የሚጠቀሙበት የቡና መጠጫ ዕቃ ስኒ ይባላል።

ጉዞ ቱሪዝምና ስደት የባህር ላይ ጉዞ የባህር ላይ ጉዞ ከጉዞ አይነቶች መካከል አንድ ሲሆን የሰው ልጅ ከቦታ ቦታ በባህር ላይ በጀልባ፣ ታንኳ፣ መልካም በመጠቀም የሚያደርገው እንቅስቃሴ ነው።

እጽዋት ግራር ከእጽዋት አይነቶች መካከል አንዱ ሲሆን በበረሃማ ካባቢ የሚበቅል በዛፉ ላይ እሾህ ያለው የእጽዋት አይነት ግራር ያባላል።

ሙዚቃ ባህላዊ ሙዚቃ በባህላዊ የሙዚቃ መሳሪያዎች ልክ እንደ አታሞ የሚሞዘቅ የሙዚቃ አይነት ነው

ጫማዎች ፦በርባሶ ጫማ ፦በርባሶ ጫማ በሀገራችን ኢትዮጵያ በጥንት ጊዜ በ አብዘሃኛው ስፍራ ሲለበስ የነበረ ጠንካራ የጫማ አይነት በርባሶ ጫማ በመባል ይታወቃል።

ማስታወቂያ የጨረታ ማስታወቂያ የጨረታ ማስታወቂያ ከማስታወቂያ አይነቶች ዉስጥ አንዱ ሲሆን የተለያዩ ነገሮችን ለሽያጭ በሚቀርብበት ጊዜ ተጫራቾችን ገዢዎችን አጫርቶ የመሸጥ ስነስራት የሚካሄድበት ማስታወቂያ ነው።

መሰረተ ልማት፦ መንገድ፦ መንገድ ለመሰረተ ልማት መካክላ አንዱ ሲሆን ለሰው ልጆች ዋነኛ እና አስፈላጊ የሆነ ነገር መንገድ ይባላል።

መዋቢያዎች ወይም የውበት መጠበቂያ ሎሽን ሎሽን፦ መዋቢያ ወይም ውበት መጠበቂያ ዕቃ ሲሆን ሰውነታችን እንዳይደርቅ ወይም እንዳይሻክር ለማለስለስ የምንጠቀምበት የመዋቢያ ዕቃ ሎሽን በመባል ይታወቃል።

ልዩ ልዩ መሳሪያዎች ፋስ ፋስ ከልዩ ልዩ መሳሪያዎች መካከል አንዱ ሲሆን ለሰው ልጅ የተለያዩ አገልግሎቶች ቤት ሲሰራ አጥር ሲያጥር ሚስማርን ከእንጨት ጋር ለማጣበቅ የሚጠቀምበት ልዩ ልዩ መሳሪያ ፋስ ይባላል።

አትክልትና ፍራፍሬዎች ፦ አናናስ ፦ አናናስ ከአትክልትና ፍራፍሬዎች አይነት መካከል አንዱ ሲሆን በመጠኑ ከፍ ያለና በውስጡ በርከት ያለ ውሃ ያዘለ አትክልትና ፍራፍሬ ነው ።

አርማ የመጠጥ አርማ የመጠጥ አርማ አንድድ መጠጥ ከሌላኛው መጠጥ እንድንለይ የመጠጡን መልክት ወይም ትርጉም የሚያስተላልፍልን የአርማ አይነት የመጠጥ አርማ በመባል ይታወቃል።

ቤትና መኖሪያ ቤት ጎጆ ቤት ጎጆ ቤት ከሳር የሚሠራ በመጠኑ አነስተኛ የሆነ በአብዛኛው የሀገራችን የገጠሩ ክፍል የሚገኝ የቤት ወይም የመኖሪያ ቤት አይነት ጎጆ ቤት ይባላል።

ታሪክ እና መልክዓ ምድር የአድዋ ተራሮች የአድዋ ተራሮች ከታሪካዊ ከመልክዐ ምድርነታቸው በተረፈ ታሪካዊ ቦታዎች ናቸው ።የአድዋ ጦርነት የተካሄደባቸው ተራሮች ናቸው።

አትክልትና ፍራፍሬዎች ቀይ ስር ቀይ ስር ከአትክልትና ፍራፍሬዎች መካከል አንዱ ሲሆን በቀለሙ ቀይ የሆነና ደም የሚመስል ለምግብነት የሚውል የአትክልትና ፍራፍሬ አይነት ነው።

ማሸኖች የስጋ መፍጫ ማሽን ስጋን ከመክተፍ ይልቅ በዘመናዊ መልኩ የመፈጨበት በዘመናዊ መልኩ ምንፈጭበት የስጋ መፍጫ ማሽን በመባል ይታወቃል።

መዋቢያዎች ወይም የውበት መጠበቂያ ቅባት ቅባት መዋቢያ ወይም የውበት መጠበቂያ ነገር አንዱ ሲሆን የሰው ልጅ ቆዳው እንዳይሻክር ለማለስለስ የምንጠቀምበት የውበት መጠበቂያ ቅባት ነው።

የቤት እቃዎች ፌርሜሎ ፌርሜሎ ከቤት እቃዎች መካከል አንዱ ሲሆን የተለያዩ ነገሮችን ለማብሰል ዉሃ ለማፍላት ቡና ለማፍላት የተለያዩ ነገሮችን ለማከናወን የሚጠቅመን የቤት እቃ ነው።

ጥበብና ባህል አሸንዳ በሀገራችን ኢትዮጵያ በተለይም በትግራይ አካባቢ የሚገኝ የባህል ፌስቲቫል ሲሆን ሴቶች የተለያዩ የተለያዩ ነገሮችን የሚያከብሩበት ስነ-ስርዓት ነው።